የሥነ ወሲብ ጤና በወንዶችና በሴቶች መካከል የሥርዓተ ፆታ እኩልነትን ለማምጣት ይተጋል። ሁሉም በሥነ ወሲብ ጤና ዙሪያ ፍትሐዊ መረጃና አገልግሎት እንዲያገኙ ያረጋግጣል። ይህም ሴቶች በራሳቸው ጤና ላይ ሙሉ ውሣኔ እንዲኖራቸው ያበረታታል።

እንደገና ጨዋታ እና ባህላዊ ትግል ያሉ ስፖርቶች የማህበረሰብን ታሪክና ማንነት ያንተ ባርካሉ ጨዋታዎች ከትውልደ ትውልድ ሲተላለፉ የቆዩ ሲሆን ለበዓላት ወቅት ህዝብን በማሰባሰብ በዓለም ከስፖርት ጋር አዋህዶ ለማቆየት ይረዳሉ

ወሲብ ጋር የተያያዙ ጥቃቶችን እና ማስገደድ ለመከላከል ይሰራል ግለሰብ ልጆች ያለፍላጎታቸው በወሲብ ጉዳይ የተጋለጡትን ድጋፍ ለማድረግ ወደ ህክምና እና የህግ ድጋፍ ያገናኛል።

ከወሲባዊ ጥቃት በኋላ የሚመጣን ስነልቦናዊ ጉዳት ለመቋቋም ድጋፍ ይሰጣል። የተጎጂዎችን አካላዊ እና ስሜታዊ ጤንነት ለማረጋጋት አፋጣኝ የህክምና እና የምክር አገልግሎት ማግኘትን ያረጋግጣል።

የህፃናት ህክምና ከተወለዱበት ጊዜ አንስቶ እስከ ወጣትነት እድሜ ድረስ ያሉ ህጻናትን የአካል የአዕምሮ እና ማህበራዊ ጤንነት የሚከታተል ህክምና ዘርፍ ነው። ከባድ በሽቶችን በመከላከልና ለማከም ጤናማ ትወልድ ለማፍራት ይሰራል።

የህክምና ሠራተኞች የታካሚዎችን መብት ለማስጠበቅ የሚሰሩ ተሟጋች ተገቢውን ህክምና ግልጽነት እና ክብር እንዲያገኙ ያረጋግጣሉ በተለይ ደካማ ለሆኑና መብታቸውን ማስጠበቅ ለማይችሉ ድምጽ ይሆናሉ።

የህክምና ሠራተኞች ለአካላዊ ህክምና ብቻ ሳይሆን የአዕምሮና የስሜት ድጋፍ ይሰጣሉ ምክንያት የመጣን ጭንቀትና ፍርሃት ለመቋቋም የስነ ልቦና ምክር ይሰጣሉ ይሄም የታካሚው ፈውስ እንዲፈጠን እግዚአብሔር

የዩኒቨርሲቲ ትምህርት ተማሪዎች የተሰጣቸውን መረጃ ተቀጥታ ከመቀበል ይልቅ እንዲመራመሩ እና እንዲጠይቁ ያበረታታል። ወሳኝ በማዳበር ምክንያታዊ ውሳኔ እንዲወስኑ ለአዳዲስ ፈተናዎች ዝግጁ እንዲሆኑ ያደርጋል።

የህፃናት ህክምና ህፃናት በድሚያቸው ሊያገኙ የሚገባውን የክትባት መርሐግብር ይመራል። ወላጆች ክትባቶችን እንዳይስተጓጎሉ በማስታወስ የህጻናትን የመከላከል አቅም በተገቢው ጊዜ እንዲገነባ ያግዛል ይህም ለህፃኑ የወደፊት ጤና ዋስትና ነው ።

የፓስፖርት አቅርቦት መዕከላት በተለያዩ ምክንያቶች ከሀገር ውጭ ሆነው ወደ ሀገራቸው ለሚመለሱ ዜግች የማንነት ማድረዳ ድጫ ሰንድ ይሰጣሉ። ይህ አገልግሎት ስደተኞች እና ተፈናቃዮች ሕጋዊ የሆነ የጉዞ ሂደት እንዲያገኙ ያግዛል።

ኤችይቪ በዓለም ዙሪያ በቢሊዮን የሚቆጠሩ ሰዎችን የጎዳ የረጅም ጊዜ ተላላፊ በሽታ ነው። በደም እና በግብረስ ያግንኙነት ይተላለፋል ።ምንም እንኳን ሙሉ ፎስ ባይገኝለትን በአአርቪ መዳኒቶች አማካኝነት ሊቆጣጠሩ ችለዋል።

የስነ ተዋህዶ ጤና በዕለት ተዕለት ህይወት ውስጥ የሚገጥሙ ተግዳሮቶችን እና ጭንቀቶችን የመቋቋም አቅም ነው ስነ ተዋህዶ ጤና ሲጠበቅ አንድ ችግሮችን ከመሸሽ ይልቅ በብሩ ተስፋ ይፈጣል ይህ ለሰከነና ለተገቢው ውሳኔዎች ቁልፍ ነው።

ቤተመጽሐፍት ከጽሑፍ በተጨማሪ ኦዲዮ መጽሐፍትን፣ ፊልሞችን እና ሌሎች የመገናኛ ብዙሃን ይሰበስባል። ይህ በተለያዩ የመማር ዘዴዎች መረጃ ማግኘት ለሚፈልጉ ሰዎች ተጨማሪ አማራጭ በመሆን እውቀትን ያሰራጫል።